አናፂ ብለን የምንጠራው የተለያዩ ቤቶችን የሚሰሩ ልዩ የስራ ዘርፍ ሲሆን በሀገራችን ከሚታወቁ ይስሩ ዘርፎች መካከል የሚጠቀስ ነው ።

አናናስ ይህ በጣም ታዋቂ የሆነ የምግብ አይነት ሲሆን የፍራፍሬ አይነት ሲሆን በተለይ ለጤና ብዙ ጥቅሞችን በመስጠትፅጅ እንዲሁም ከጨጓራ ጋር ተያያዥ የሆኑ ምግቦችን ወይም በሽታዎችን ለማዳን ጠቃሚ ነው።

የህብረተሰብ ትምህርት የህብረተሰብ ትምህርት አጠቃላይ ስለ ማህበረሰቡ ግንዛቤ እንድንፈጥር ተብሎ በኢትዮጵያ ትምህርት ስርዓት ውስጥ የተካተተ ትምህርት አይነት ነው።

የጨው ንግድ ይህ የጨው ንግድ የምንለው የተለያዩ ጨዎችን በተለይ በሀገራችን ከአፋር አካባቢ በማምጣት የምንነግድበት ሂደት ሲሆን ይህ በቸርቻሮም ይሆን በጅምላ የምሸጥበት ልዩ ሁኔታ ነው። በተለይ በሀገራችን ጨው አስፈላጊ ነው።

የኢትዮጵያ ንግድ ባንክ ፤ ይህ የራሱ የሆነ ልዩ የሆነ የህንፃ አሰራር ያለው ከኢትዮጵያ ህንጻዎች መካከል ግንባር ቀደሙ የሚጠቀሰው ይህ የንግድ ባንክ ህንፃ ነው። በጣም አንጋፋና ውብ በሆነ አሰራር የተሰራ ነው።

ሾላ ዛፍ በሀገራችን ልዩ ቦታ ከእጽዋት አይነት መካከል የሚጠቀሰው ይህ ሀገር በቀል እፅዋት በሀገራችን በተለያዩ ቦታዎች በቅሎ ይገኛል እና ይህም የሀገራችን ትልቅ እጽዋት ወይ አየር ብክለትን ነፃ ያደረገ ነው።

የፋስል ቤተመንግስት በጣም በኢትዮጵያ ከሚታወቁ የታሪክ ቦታዎች መካከል የሚጠቀስ ሲሆን ይህ አፄ ፋሲል የሰራውና በጣም እስካሁን ድረስ በጥንታዊነቱ ከሚታወቀው ልዩ የመጠመቂያ ቦታ ያለው ልዩ ቦታ ነው::

አፄ ዮሐንስ አፄ ዮሐንስ በኢትዮጵያ የሚታወቁ ትልቅ መሪዎች መካከል የሚሆኑ ሲሆኑ እነዚህም ከሱዳናውያን ጋር ከሙስሊም ሱልጣነቶች ጋር የተዋጉ እና አንግታቸው የተቀላ ለሀገራቸው የተዋጉ መሪ ናቸው::

ጋቢ፦ ይህ በኢትዪጵያ ትልቅ ቦታ ከሚሰጣቸው ፋሽን ልብሶች መካክል የሚጠቀስ ሲሆን በአባቶች ዘንድም ትልቅ ተቀባይነትና አክብሮት ያለው የአለባበስ አይነት ነው።

የቅርጫት ኳስ ይህ በብዙው ዘንድ ተቀባይነት ያለው ተወዳጅ የስፖርት አይነት ሲሆን በተለይ በሁለት ቡድኖች መካክለ የሚደረግ እልህ አስጨራሽ ወድድርን የሚያሳይ ልዩ የስፖርት አይነት ነው።

አጼ ቴዎድሮስ እኒህ ታላቅ መሪ በሀገራችን ከሚታወቁ መሪዎች መካከል የሚጠቀስ ሲሆን ይህ ለሀገሩ ብሎ ራሱን አሳልፎ የሰጠ ታላቅ መሪ ነው። በተለይ እንግሊዞች ሀገራችንን ሊገዙ በመጡበት ሰአት ትልቅ አስተዋጽኦን ያደረገ ትልቅ መሪ ነው።

የስራ ማስታወቂያ፦ ይህ ማስታወቂያ በሀገራችን የተለመደ የማስታወቂያ አይነት ሲሆን በዚህ ሰአትም እየተስፋፋ ያለ ልዩ የማስታወቂያ አይነት ነው። ይህ ማስታወቂያ የተለያዩ የስራ ቅጥሮችን እንድሁም የስራ ክፍት ቦታዎችን የሚያመለክት የማስታወቂያ አይነት ሲሆን

ተራሮች ይህ በተፈጥሮ ከሚታወቁ ልዩ ቦታዎች መካከል የሚጠቀስ ሲሆን ፤ ይህ በኢትዮጵያ በተለያዩ አካባቢዎች ላይ ተራሮች ይገኛሉ። ተራሮች ልዩ ውበትን የሰጧትና ኢትዮጵያ በአፍሪካ አናት ናት እንድትባል የምትታወቅበት ነው።

እንቁላል ይህ የምግብ አይነት በተለይ በቁርስ በጣም ተወዳጅ ከሆኑ የምግብ አይነቶች መካከል የሚጠቀስ ሲሆን በተለይ ለቁርስ ወሳኝ ከሚባሉ የምግብ አይነቶች እና አሁን ላይ እየበላናቸው ካሉ የምግብ አይነቶች ጣፋጩ እሱ ነው::

ቡሄ ወይን ድብረታቦር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስያን ዘንድ በትልቅ ሁኔታ የሚታወቅ የሚከበር የበዓል አይነት ሲሆን ኢየሱስ ክርስቶስ በታቦር ለሙሴ እና ለኤልያስ የተገለጠበትን በዓል የሚያሳይ ነው።

የስነ ዜጋ ትምህርት ይህ በአገራችን ከሚሰጡ የትምህርት አይነቶች መካከል የሚጠቀስ ሲሆን የስነ ዜጋ ትምህርት ተማሪው ግብረ ገብ ይዞ እንዲያደርግ ስነምግባርን እንዲያውቅ ተብሎ ታስቦ የተካተተ የትምህርት ስርዓት ነው።

ሽቶ ምርቶች ፦ የተለያዩ የሽቶ ምርቶች በሱፐርማርኬት የሚሸጡ እቃዎች መካከል የሚጠቀስ ሲሆን በተለይ በሀገራችን የተለያዩ የሽቶ አምራች ድርጅቶች ቢኖሩም እነዚህን በሱፐር ማርኬት እያገኘን እንገኛለን ።

በቅሎ የመጓጓዣ አይነት በተለይ በጥንት ጊዜ አባቶቻችን ይጠቀሙበት ከነበረ የመጓጓዣ አይነት አንዱ ነው። ከፈረስ ቀጥሎ በበቅሎ መሄድ የተለመደ ነው። የባህል አንድ አካል ነበር። አሁን አሁን ግን እየቀነሰ

የደቦ ባህል በኢትዮጵያውያን ዘንድ ልዩ ከሆኑ የባህል ዓይነቶች መካከል የሚጠቀስ ሲሆን፤ በተለይ ሰዎቹ በአንድነት ህብረት የሚገልጹበት። ይህም ሰዎች በህብረት የሚሰሩበት አንድነታቸውን የሚገልጹበት የሥራ ዘርፍ።

ጎንደር ይች የቱሪዝም መስህብ የሆነች ልዩ የሆነች ቦታ ስትሆን ፤በተለይ በሀገራችን ከሚገኙ ልዩ ቦታዎች መካከል የምትጠቀስ እና በቱሪዝም መስህብነት ከሚሆኑ ቦታዎች በዋነኝነት አንደኛ የሆነችው ጐንደር ከተማ ናት።

ፖሊስ በጣም ታዋቂ እና በጣም ተቀባይነት ካገኙ የሕግ አስከባሪዎች መካከል በኢትዮጵያ ካሉት ግንባር ቀደሙ ሲሆኑ፤ በተለይ ከሌብነት ጋር የተያያዙ ነገሮችን በመመርመር ለሰዎች ፍትህ የሚሰጡ ለሕግ የሚያቀርቡ አካላት ናቸው።

ዴርቶጋዳ ይህ ልዩ መጽሐፍ በጣም ልዩ ሆኖ የተፃፈ ሲሆን በተለይ ስለ ጣና ታሪክ በጣና ላይ ምን ምን የተደበቁ ነገሮች አሉ። የጠፉ መጽሃፍት ከተሞችን የሚያትልዩ የመጽሐፍ አይነት....

ጠረጴዛ ይህ ተወዳጅ እና በጣም ታዋቂ የሆነ የመቀመጫ አይነት ሲሆን በተለይ በጣም ተወዳጅነትን ያተረፈ በብዙ ዘንድ እየተጠቀምነው ያለ በቢሮ በቤት ዉስጥ እየተጠቀምነው ያለ የቤት ዕቃ ነው::ጠረጴዛ በተለያዩ ቦታዎች እየተጠቀምነው የምንገኘው ነው::

ኢህአዴግ ይህ ኢህአዴግ ብለን የምንጠራው በድሮ ጊዜ በአስራ ዘጠነኛው ጊዜ የነበረ የፖለቲካ ፓርቲ የነበረ ሲሆን፤ በአሁኑ ሰዓት የለም ብልጽግና ተሻሽሎ ብልጽግና በአዲስ መልኩ የተዋቀረው እና አሁንም የሚመራው ጠቅላይ ሚኒስትሩ ሲሆኑ፤...

የጁስ ጭማቂ ማስታወቂያ የተለያዩ የጁስ ጭማቂ አይነቶችን በማስተዋወቅ የተለያዩ ድርጅቶች ሲመጡ በተለያየ ጊዜ የተለያየ አይነት ምርት ይዘው ይመጣሉ ። በተለይ ከታወቁት ውስጥ የራኒ እና የስሪዲ ምርቶች በሀገራችን ታዋቂነትን ያተረፉ ናቸው ።

ግራር ይህ ልዩ የሆነ የእዋት አይነት በኢትዮጵያ ከሚገኘው ሀገር በቀል ከሚባሉ እዋቶች መካከል አንዱ ሲሆን ይህ በተለያዩ በቆላማና በረሃማ አካባቢዎች የሚበቅል እና ልዩ የሆኑ ከሰልና እጣኖች ለመስራት ያገለግላል።

የአማራ ልማት ማህበር ። ይህ የአማራ ልማት ማህበር የራሱ የሆነ አርማ ያለው ሲሆን በተለይም በሀገራችን ከሚታወቁ የልማት ማኅበሮች መካከል የሚታወቅ ነው ። የተለያዩ ከልማት ጋር የተያያዙ ዜናዎች እና ሀሳቦችን ሚያቀርብ እና ሚሰራ ነው ።

ምህንድስና:- ይህ በኢትዮጵያ ከሚታወቁ ልዩ የስራ ዘርፍ መካከል የሚጠቀስ ሲሆን ይህ በአገራችን በተለያዩ የትምህርት መስኮች ላይ እየተሰጠ የሚገኝ እና በአሁኑ ሰዓትም እየተሰጠ ያለ ዘርፍ ነዉ።

ጋቢ በኢትዮጵያውያን ልዩ ቦታ ከሚሰጣቸው የፋሽን አይነቶች መካከል የሚጠቀስ ሲሆን ይህም ልዩ የሆነ አለባበስን ልዩ የሆነ ጥበብን ሽመናን የሚያሳይ የኢትዮጵያን መገለጫ ነው።

የ አትክልትና ንግድ በተለይ የተያዪ አትክልቶችን በማምረት ወደ ተለያዩ ቦታውች የማቅረብ ስራ እየተሰራ ቢሄንም በ ሃገራችን ተወዳጅነትን ያተረፈና የ አትክልት ግብይት እየተስፋ ነው ።

የማር ግብርና ፦ ይህ የግብርና ዘርፍ በጣም ተወዳጅነትን ያተረፈ ፣ በኢትዮጵያ ከሚገኙ ልዩ የግብርና መስኮች መካከል የሚጠቀስ ሲሆን ይህ ግብርና በኢትዮጵያ ከሚገኙ መካከል ቦታዎች ወይም አሁን ላይ እየተስፋፋ ያለ ግብርና ዓይነት ነው ።

ሄሊኮፍተር ይህ ሄሊኮፍተር ብለን የምንጠራዉ በተለይ በከገራችንም እንዲሁም በአለም ላይ የምንጠቀምበት ያለ የመጎጓዣ አይነት ሲሆን በተለይ ባለስልጣናት እንዲሁም ባለ ሀብቶች ለመጓጓዣነት በፍጥነት እንዲሄዱ ተብሎ የታሰበ መሳሪያ ነዉ።

አልጋ ይህ ከቤት ውስጥ ከሚታወቁ እቃ አይነቶች መካከል የሚጠቀስ ሲሆን አልጋ ከተለያየ አይነት ነገር ሊሰራ ይችላል። በዋናነትም ከብረትና ከእንጨት ሊሰራ ስለሚችል ብዙ ኃይል የሚፈልግና በጣም ተወዳጅ የቤት ውስጥ መተኛ ነው።

የዘይት ንግድ ይህ ይዘት ንግድ ብለን ምንጠራው በሀገራችን ከሚታወቁ የንግድ አይነቶች መካከል የሚጠቀ ሲሆን የተለያዩ አምራች ድርጅቶች ያመርቷቸውን የዘይት አይነቶች በማምጣት ለህዝቡ የምናቀርብበት ሂደት የሚያሳይ ነው ።

የኢህአዴግ ይህ ፖለቲካው ዘንድ ከሚታወቁ በሀገራችን ከሚገኙ የፖለቲካ አይነቶች መካከል የሚጠቀሱ ሲሆን ይህም በሀገራችን ከነበሩ እና አሁን ላይ ብልጽግና ተብለው ከተዋቀሩት ውስጥ የሚጠቀስ ነው።

ይህ የአለሎ ውርወራ ይህ የስፖርት ዘርፍ በጣም ታዋቂነትን ካተረፉ የስፖርት ዘርፎች መካከል የሚጠቀስ ሲሆን ፤ ሰው አሎሎ በመጠቀም ምን ያህል ርቀት ውርውሯል የሚል እና ሰዎች የሚወዳደሩበትና አሸናፊው የሚለይበት ልዩ ስፖርት ነው።

ድንች ይህ የአትክልት ዓይነት በጣም ተወዳጅ ካላቸው የምግብ ዓይነቶች መካከል የሚጠቀስ ሲሆን ይህ አትክልት በተለያዩ ቦታዎች ይበቅላል። በተለይ መስኖ እና በመስኖ የሚበቅል ለሰዉ ተደራሽ እየሆነ ያለ ትልቅ የምግብ ዓይነት ነው። ድንች

ከረባት ይህ በጣም ለየት ያለ የፋሽን አይነት ሲሆን በተለይ አንገት ላይ በጣም ውብ ሆኖ እንድታይ ከሱፍ ጋር የሚለበስ ፥ ልክክ ያለ የልብስ አይነት ነው። ተወዳጅና ያለ ከረባት መኖር ራሱ በጣም ከባድ እየሆነ ነው።

ቻርጀር ይኸው ይህ በተለይ በአገራችን እየተጠቀምንበት ልዩ የሆነ መሳሪያ ሲሆን በተለይም በአሁን ሰአት አገልግሎት እየሰጠ ያለው የተለያዩ ስልኮችን ለመሰካትና ለመጠቀም እንዲያስችለን ተብሎ በተለያየ አይነት ተመርቶ በሀገራችን እየተስፋፋ እና እየመጣ ነው።

ጽድ ይህ በሀገራችን ከሚታወቁ የዕዋት አይነቶች መካከል የሚጠቀስ ሲሆን በተለይ በተለያዩ ቦታዎች በመብቃል በተለይ በደጋማ አካባቢ አካባቢዎች ይበቅላል እና ይህ ሀገር በቀል እና የተለያዩ ጥቅሞች ያሉት ሲሆን የተለያዩ የእንጨት ምርቶች ለማምረት ያገልግላል።

ሩጫ ይህ ልዩ ስሜት ያለው ኢትዮጵያውያን የሚታወቁበትን ልዩ የስፖርት ዘርፍ ሲሆን፤ ኢትዮጵያውያን በተለይ በ 10000 ሜትር የወርቅ በጎርፍ ወይም ወርቅን ሰማምተው በማምጥት ይታወቃሉ። ይህ ኢትዮጵያ ልዩ ከሚያደርጋቸው አንዱ ነው።

የማር ግብርና ይህ የማር ግብርና ሀገራችንን ከሚታወቁ የግብርና አይነቶች መካከል የሚጠቀስ ሲሆን የተለያዩ ማሮችን በዘመናዊ እና በባህላዊ መንገድ በማምረት ለህዝቡ ተደራሽ ማድረግ ላይ እየሰራ ያለ የግብርና ቦታ ነው ::

የትምህርት ቴክኖሎጂ የመማር ማስተማር ሂደትን ለማሳለጥና ይበልጥ ውጤታማ ለማድረግ የተለያዩ ዲጂታል መሳሪያዎችን ይጠቀማል

ኢትዮጵያዊያን በአሁን ሰዓት ላይ ስደት ላይ የሚገኙ ሲሆን ይህም በተለያዩ የአረብ ሀገር ስደቶች ላይ ይገኛሉ ።ይህም በጣም አሰቃቂ ሲሆን ሰዎችገንዘብን ለማግኘት ሲሉ ከሀገራቸው ወጥተው በሰው ሀገር ተሰደው ብዙ ልፋት እና መከራ እየደረሰባቸው ይገኛል።

የለቅሶ ባህል ኢትዮጵያውያን ልዩ የለቅሶ ባህል ያላቸው ሲሆን ፣ በተለይም ከሌላው ዓለም የሚለያቸው ይህ አንዱ ባህላቸው ነው። በተለይ በለቅሶ ሰዓት ሰውን የሚያጽናኑበት እንዲሁም፤ ለለቅሶተኛው አንድ የሚሆኑበት ሂደት ነው።

ወንበር ይህ በቤት ውስጥ ከሚታወቁ እንዲሁም በቢሮ ውስጥ ከሚታወቁ እቃዎች መካከል የሚጠቀስ ሲሆን ይህም የተለያየ አገልግሎት እየሰጠ እና ለብዙዎች ጥቅምን እየሰጠ ያለ መቀመጫ ወይም መደገፊያ ያለው ነገር ነው።

ትኩላ ይህ የውጭ ውስጥ ከሚኖሩ ከውሻ ዝርያዎችን ዉስጥ እስከሚጠቀሱ ዱር እንስሳት መካከል የሚጠቀስ ሲሆን ይህ ተኩላ በጣም ነጠቂ ከሆኑ እንስሳት መካከል ነው መጥፎ ከሰዎች ያለን ነገር የሚወስድ ስጋ በል ነው ::

ቅዱስ ያሬድ በ6ኛው ክፍለ ዘመን የነበረ ታላቅ የኢትዮጵያዊ ቅዱስ፣ ሊቅ እና የዜማ ደራሲ በመሆን ይታወቃል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እጅግ የተከበረ ሲሆን የኢትዮጵያ የዜማ (መዝሙር) አባት ተደርጎም ይቆጠራል።

ባቲ ይህ የሙዚቃ አይነት በኢትዮጵያ ከሙዚቃ አይነቶች መካከል የሚመደብ ሲሆን ይህ ልዩ የሚያስብለው በአሁኑ ድረስ ድረስ ተደማጭነት ያገኘ ልዩ የሙዚቃ ስልት ነው። በአገራችንም ብዙ አቀንቃኞች አቀንቅነውት አልፈዋል።

ዳስ ብለን የምንጠራው በሀገራችን ገጠራማው አካባቢ የሚሰራ ቤት ሲሆን የተለያዩ የሀይማኖት ተማሪዎችም የሚማሩበት ነው ።

ደመራ ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘንድ ልዩ ቦታ ከሚሰጠው አበይት በዓላት መካከል የሚጠቀስ ሲሆን ይህ ደመራ ብለን የምንጠራው የመስቀል በዓልን ነው። በተለይ የኢየሱስ ክርስቶስ መስቀል የተገኘበትን በማስመልከት ልዩ በአል ይከበራል።

የኮንሶ መልከአምድር ይህ ዉብ ተፈጥሮ በደቡብ ክልል የሚገኝ ሲሆን የኮንሶ ማህበረሰብ የሰሩት ልዩ ተፈጥሮን ወይንም መደነቅን የሚያስችር ልዩ ቦታ ነው። ይህ በተፈጥሮ ወይም በሰውሰራሽ መንገድ የሚያምር ልዩ የሆነ ቦታ ነው።

በላይ ዘለቀ፦ በላይ ዘለቀ በጣም በጎጃም ዘንድ በጣም ከሚታወቁ ትልልቅ መሪዎች መካከል የሚጠቅስ ሲሆን ይህም ለሀገሩ ሲል ራሱን አሳልፎ የሰጠ ታላቅ መሪ ነው። በላይ ዘለቀ የወንዶች ቁና ተብሏል።

ጎጆ ቤት ይህ በሀገራችን በተለያዩ ጊዜያት የተሰሩ የጎጆ ቤት አይነቶች ቢኖሩም በሀገራችን እስከ አሁንም ድረስ በጎጆ ቤት እየተጠቀምነን እንገኛለን። በኢትዮጵያ ባህል ልዩ ቦታ ከሚሰጣቸው ኢትዮጵያውያን ከተጨነቁበት ከተጠበቡበት የቤት አሰራር አንዱ ይሄ ነው ።

አይብ ይህ ልዩ የሆነ የምግብ አይነት ከወተት ተዋጽኦች መካከል የሚጠቀስ ሲሆን በተለይም የተለያዩ ወጦች ላይ ተጨምሮ ሲበላ እና በተለይ በቅቤ ተከሽኖ በዳቦ ወይም በድፎ ዳቦ ሲበላ ልዩ ጣዕም አለው።

የዩኒቨርሲቲ መሰረተ ልማት ዩኒቨርስቲ መሰረተ ልማት ማለት የተለያዩ ዩኒቨርስቲዎች ለህዝብ ተደራሽ እንዲሆኑ በተለያዩ ቦታዎች መገንባት ነው ዩኒቨርስቲ በተለያየ ቦታ ስለሚገኝ በአሁኑ ሰዓት 44 ደርሷል በሀገራችንም ይህ ከፍተኛ ቁጥር ነው ::

ኩአርትዝ ይህ የቀለም አይነት በተለይ ሸካራ ሆኖ የሚቀባ ሲሆንአሁን አሁን ግን በዘመናዊ ቤቶች ላይ የተደረገ ያለ የማስጌጫ አይነት ነው ይህ በጣም ተወዳጅና ብዙ አይነት ቀለም ያለው ልዩ የቀለም ቅብ ነው ::

የመኝታ መሰረታዊ የአገልግሎት በተለይ በተለያዩ ዩኒቨርስቲዎች የተለያዩ መሰረተ ሃገልግሎቶች ሲሰጡ የመኝታ መሰረታዊ የአገልግሎት በሀገራችን ላይ እየተሰጠ ይገኛል ዩኒቨርሲቲዎችን መሟላት ያለበት አንዱ ይህንኑ ነው።

እንጆሪ ይህ በጣም የሚጣፍጥ ልዩ የሆነ የፍራፍሬ አይነት ሲሆን ይህ በተለይ በጣም የሚወደድ እና በጣም የሚገርም የፍራፍሬ አይነት ነው በጣም ጣፋጭና ለተለያዩ ዝግጅቶች እንጠቀምበታለን።

ማንጎ ይህ በጣም ጣፋጭ እና በብዙዎች ዘንድ ተቀባይነት ያለው የፍራፍሬ አይነት ሲሆን ፤ይህ የተለያዩ ጭማቂዎች ከሚሰሩበት እና ለጤና ፈዋሽና አስተማማኝ ከሆኑ የፍራፍሬ አይነቶች መካከል ይጠቀሳል። በባህር ዳር ዘንድም ተቀባይነት አለው።

የጨረታ ማስታወቂያ ፦ የጨረታ ማስታወቂያ ብለን የምንጠራው የተለያዩ ተጫራቾች ተገኝተው ተሰባስበው እንዲጫረቱ የሆነን ዕቃ የምናቀርብበት ሂደት ሲሆን በተለይ በመንግስት ድርጅቶች የታወቀ ነው ። አሁን ላይም ተቀባይነትን እያገኘ መጧል ።

ምርጫ ይህ በፖለቲካ ስርአት ውስጥ ከሚታወቁ የፖለቲካ ፓርቲዎች ወይም የተለያዩ ፖለቲካዎች ከሚመረጡበት ስርዓት መካከል የሚጠቀስ ሲሆን ፖለቲካ በሀገራችን የታወቀ ነው። የመጣውም በግሪኮች ዘመን ነው ይህ በጣም ታዋቂ ነው።

የጀጎል ግብ የጀጎል ግብ በሀገራችን ከሚገኙ ውብ ከሆኑ የስነ ህንፃህንፃ አሰራሮች መካከል የሚጠቀስ ሲሆን ይህ ጥንታዊ ቅርስ በሀረር ከተማ የሚገኝና በጣም ተወዳጅ የሆነ የስነ ህንፃ አሰራር ያለው የጀጎል ግንብ ነው።

እርከን የተለያዩ የእርከን መሰረተ ልማቶች የተሰሩ ሲሆን ይህም በበጋ ወቅት ሰዎች ሰብልን እንዲዘሩ ለማስቻል የሚያገለግል መሰረተ ልማት ነው። በሀገራችን በአሁኑ ጊዜ እየተስፋፋ ሲገኝ የከተማ መሰረተ ልማትም ተስፋፍቷል።

ዘንባባ ይህ በባህርዳር ከተማ ልዩ ውበትን ካላበሱ ውብ የሆኑ የዕፅዋት አይነቶች መካከል የሚጠቀስ ሲሆን ይህ ዘንባባ በተለይ ልዩ ውበትን በማስጌጥ ብዙ አመት በመቆየት ልዩ የሆነ ውበትን የሚጭር ነው።

ቴዲ አፍሮ በተለይ በዋና ስሙ ቴዎድሮስ ካሳሁን ተብሎ የሚጠራው ይህ ድምፃዊ በኢትዮጵያውያን ዘንድ ልዩ ከሆኑ የድምፅ አቀንቃኞች መካከል ይጠቀሳል ። በተለይ የፍቅር ሙዚቃዎችን በማቀንቀን ልዩ ከሚባሉ ሰዎች አንዱ ነው ።

አክሱም ጽዮን ፦አክሱም ጽዮን በጣም ከሚታወቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጎበኙ ቦታዎች ፣ በቱሪዝም መስህብነት ከሚታወቁ ቦታዎች መካከል አንዷ ስትሆን አክሱም ጽዮን በጣም ተወዳጅነት ካተረፉ ቦታዎች በዋነኝነት ትጠቀሳለች አክሱም ጽዮን።

ኬሚስትሪ ይህ ስለ ማተር የሚያጠና አጠቃላይ ምርጥ የሆነ የትምህርት ዘርፍ ሲሆን በሀገራችን ተወዳጅነትን ካተረፉ የትምህርት ዘርፎች መካከል ነው። ስለ አጠቃላይ ስለ ተሰሩበት ነገር እያንዳንዱ ስለተሰራበት ነገር የሚያጠና ነው።

አለባበስ ኢትዮጵያውያን ልዩ የሆነ አለባበስ ያላቸው ሲሆን በተለይም በአገራችን ከሚታወቀው አለባበሶች መካከል በጥለት ያሸበረቁ፥ በተለያዩ የሽመና ውጤቶች ያሸበረቁ ልዩ የሆነ አለባበስ ያለን ኢትዮጵያውያን ነን።

አበባ የተለያዩ ጌጤጌጦችን ለማስጌጥ የየምንጠቀበት ልዩ የሆነ የተፈጥሮ ዉበትን የሚያላብስ የቀለም አይነት ሲሆን ይህ አበባ በተለያዩ ቦታዎች ልንጠቀመዉ እንችላለን። በተለይ በቤት ዉስጥ ልንጠቀመዉ የምንችል ልዩ የሆነ ስጦታ ነዉ።

ነጋሪት ጋዜጣ ፦ ነጋሪት ጋዜጣ የምንለው በሀገራችን ከሚታወቁ የጋዜጣ አይነቶች መካከል የሚጠቀስ ሲሆን ይህም በተለያዩ ቦታዎች ላይ እየተጠቀምንበት እና እየተስፋፋ ያለ የጋዜጣ አይነት ነው ። ነጋሪት ጋዜጣ ተወዳጅነትን ያተረፈ እና በሰዎች ዘንድ ተቀባይነት ያለው የጋዜጣ

ጎፈሬ ይህ በኢትዮጵያ ከሚታወቁ የጸጉር አይነቶች የመካከል ሚጠቀስ ሲሆን በተለይም በኢትዮጵያ ቀደምት አባቶች ዘንድ ትልቅ ክብርና ዝናን ከአተርፉ የፀጉር አሰራር አይነቶች መካከል ነበር። ይህ እንደ ጀግንነት መቆጣጠሪያ ነበር።

ሶፋይህ በቢሮና በውጪ ቤት የምንጠቀመው የመቀመጫ አይነት ሲሆን ሰዎች ተመቻችቶ እንዲቀመጡ ተብሎ ታስቦ ከእንጨት እና ከተለያዩ ነገሮች የሚሰራ የመቀመጫ አይነት ነው።

ውሻ በቤት ውስጥ ከሚታወቁ ታማኝ የቤት ውስጥ እንስሳት መካከል የሚጠቀስ ሲሆን ይህ በጣም ተወዳጅ እና በኢትዮጵያውያን ዘንድ ልዩ ቦታ ከሚሰጣቸው የቤት ውስጥ እንስሳት ይጠቀሳል። አገልጋዩ ታማኝና ከቤት ውስጥ በመጠበቅ ይታወቃል።

ግራዋ ይህ በጣም ተወዳጅ የሆነ በኢትዮጵያዊያን ዘንድ ልዩ ቦታ ከሚሰጣቸው የእፅዋት መካከል የሚጠቀስ ይህ ግራዋ በሀገራችን ከሚገኝ ልዩ የእፅዋት አይነቶች ነው። እናቶቻችን የተለያየ እቃ ለማጠቢያና ለማጠኛ ይጠቀሙበታል።

ህወሃት፤ ይህ የፖለቲካ ፓርቲ የነበረ እና አሁን ከዋናመሪው መንግስር ጋ ግጭት ውስጥ የሚገኝ ይህ ፓርቲ ሲሆን ይህ ባሁን ሰአት ላይ በራሱ ባንዲራ እና አርማ ያለው መሪ ነው።

ሽቶ ይህ መዋቢያና ውበት መጠበቂያ መካከል የሚጠቀስ ሲሆን ሰዎች ጠረናቸው መጥፎ ከሆነ እንዲያምር እንዲሸቱ ንጹህ ንፁህ እንዲሸቱ ብሎም ከሚጠበቁበት የውበት መጠበቂያ አንዱ ይህ ነው።

ሳይክል ይህ ልዩ የሆነ የመጓጓዣ ዓይነት በባህር ዳር ህዝብ ዘንድ ትልቅ ቦታ ከሚሰጣቸው ቦታዎች መካከል አንዱ ሲሆን ይህ መጓጓዣ በአሁኑ ላይ አገልግሎት ላይ እየሰጠ ይገኛል። ይህ የመጓጓዣ ዓይነት በአሁኑ ሰዓት ብዙ ሰዎች እየተጓጓዙበት የሚገኝ ሲሆን።

ቀለም ይህ በጣም ታዋቂ የሆነ የቀለም አቀባብ ወይም የማስጌጫ መንገድ ስህን በተለይ በተለያዩ መንገዶች ላይ ቤቶች ላይ ልዩ ውበትን ከሚሰጡ በጣም የማስጌጫ መንገዶች መካከል በዋነኛው ቀለም ይጠቀሳል።

የልማት ዜና ይህ የዜና አይነት የተለያዩ ልማታዊ ነክ ጉዳዮችን የሚያትት ሲሆን በተለይም የተለያዩ የልማት ዜናዎችን በማቅረብ የልማት ዜናዎችን ወይንም መሰረተ ልማቶችን በማውራት ይታወቃል።

ኃይሌ ሪዞርት ይህ በሀገራችን ከሚገኙ ልዩ ሪዞርቶች መካከል የሚጠቀስ ሲሆን በሀገራችን ተወዳጅነትን ያተረፉ የተለያዩ ሪዞርቶችን በመገንባት በተለያዩ ከተሞች ተቀባይነትን እያገኘ ያለ ትልቅ አትሌት እና የቢዝነስ ሰው ነው።

ቀለበት ይህ ልዩ የሆነ የጌጥ ዓይነት ሲሆን በተለይ በሀገራችን እንዲሁም በተለያዩ ቦታዎችም የምንጠቀመው ነው። ቀለበት በተለይ በሰርግ ላይ ቃልኪዳን ቀለበት ይታወቃል። ይህም ከወርቅ እንዲሁም ከብርና ከነሃስ ሊሰራ ይችላል።

ትራፊክ ይህ በአገራችን ከሚታወቁ የስራ ዘርፎች መካከል የሚጠቀስ ሲሆን ይህም በሀገራችን በተለያዩ ቦታዎች እየተጠቀምንበት ያለው እና ይህም ህግን ለማስከበር ወይም የመንገድ ፍሰቱን ለመከታተል እየተጠቀምንበት እንገኛለን።

የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ይህ የራሱ የሆነ ዓላማ ያለው ልዩ የባንክ አገልግሎት ሲሆን፣ በኢትዮጵያ ግንባር ቀደም ከሚባሉ የባንክ ዓይነቶች መካከል በዋናነት የሚጠቀስ ባንክ ነው።

ካፖርት፦ ይህ ካፖርት ብለን የምንጠረው በኢትዮጵያውያን አባቶች ዘንድ ልዩ ከሆኑ የአለባበስ አይነቶች መካከል ሲሆን በተለይ በብርድ ወቅት በማታ አባቶቻችን ደርበዎት ግርማ ሞገስ የሚላበሱበት የልብስ አይነት ነው ።

እግር ኳስ በጣም ተወዳጅነት ካተረፉ ልዩ የእስፖርት እይነቶች መካከል የሚጠቀስ ሲሆን ይህም ልዩ ስሜት መግለጫ የተለያዩ ክለቦች ምን ያህል ተጋድሎ ተጋድሎ ሃይል እንዲሁም ውስጣቸው ምን ያህል ለማሸነፍ ስሜት እንዳለ የሚያሳዩበት እስፖርት ነው።

የኢትዮጵያ ብሔራዊ ባንክ ይህ የራሱ የሆነ አርማ ያለው ሲሆን በተለይም የባንክ ጉዳዮችን በማስተዳደር እና ከባንክ ጋር ተያያዥ የሆኑ ጉዳዮችን በመምራት እና ባንክ ነክ የሆኑ ጉዳዮችን በማስተዳደር ይታወቃል።

ቅዱስ ላሊበላ፦ ይህ ላሊበላ የምንለው ልዩ የሆነ ስነህንጻ ስነ ግንባታ ያለው ቤተመንግሥት ወይም የሐይማኖት ተቋም ሲሆን ቅዱስ ላሊበላ የገነባው እና ትልቅ ምስጢራትን የያዘ ልዩ ቦታ ነው። እስካሁን ምስጢሩ አልተደረሰበትም።

ጨበራ ጩርጩራ ፓርክ በጣም ታዋቂ ከሆኑ ፓርኮች መካከል የሚጠቀስ ሲሆን ይህም የተለያዩ የመናፈሻ እና ቦታዎችን የያዘና የተለያዩ ሀይቆችን የያዘ ልዩ ቦታ ነው።

አበባ ይህ ቤት ውስጥ ለማስጌጫነት ከምንጠቀምባቸው የጌጥ አይነቶች መካከል የሚጠቀስ ሲሆን በተፈጥሮ ውበትን ለመላበስ ቤት ውስጥ ከምንጠቀምባቸው የጌጣጌጥ አይነቶች መካከል በዋናነት የሚጠቀስ ልዩ የውበት ማስጌጫ ነው።

ገበሬ በሀገራችን ከሚከበሩ የስራ ሙያዎች መካከል የሚጠቀስ ሲሆን ገበሬ ለሀገሩ ህልውና ወሳኝ ዉለታ ከወሉ ሰዎች መካከል የሚጠቀስ ነው ። በሀገራችን ገበሬ የሰራውን ማንም አልሰራም ፣ ገበሬ ለሀገራችን ትልቅ ውለታን የዋለ ነው ።

ለስላሳ መጠጦች ከ ሱፐር ማርኬት ከሚሸጡ እቃዎች መካከል የሚጠቀስ ይሆን በተለይ ከአልኮል ነጻ የሆኑ መጠጦች በተለያየ አይነት ድርጅት እየቀረበ ይገኛል።

እናት እናት ያለ እናት በጣም ከባድ ነገር ነው። እናት ከቤተሰብ አባላት መካከል የምትለይ ልዩ የሆነች እንዴት መግለጽ እንዳለብን ቃላት የሚያጥረን ልዩ የፍጥረታት ሁሉ ታላቅ የሆነች እናታችን ናት።

የአየር ትንበያ ዜና የአየር ትንበያ ዜና ብለን የምንጠራው የተለያዩ የአየር ሁኔታዎችን የሚተነብይ ሲሆን በሀገራችንም ከሚታወቁ የትንበያ አይነቶች መካከል ይጠቀሳል በተለይ በጠዋት ጊዜ የሚቀርብ የዜና አይነት ነው።

እናት ጓዳ ሽሮ ቤት ይህ አነስተኛ ሽሮ ቤት በተለይ ልዩ አሰራር ያለበትና በጣም ጠፋቂ የሆኑ ሽሮ ተሠርተው ለህዝቡ ተደራሽበት የሚሆንበት ምግብ ቤት ነው ።ይህም ሰዎች ብዙ ተቀባይነት አግኝተዋል!

ሄለን በርሄ ይቺ የሙዚቃ አቀንቃኝ በብዙዎች ዘንድ ተወዳጅነት ያተረፈች ሲሆን በጣም ብዙዎች ይወዷትና በኮልታፋነቷ ልዩ ይዘት ያላት የሙዚቃ አቀንቃኝ ናት በአሁኑ ሰአት ተወዳጅነትን እያተረፈች ነው።

የስጋ መፍጫ ማሽን ይህ የስጋ መፍጫ ማሽን በሀገራችን በተለያዩ አካባቢዎች ያለ ሲሆን አሁንም አገልግሎት በመስጠት ላይ የሚገኝ ትልቅ የማሽን አይነት ነው። ይህ የስጋ መፍጫ ማሽን በተለይ በስጋ ቤት አካባቢዎች ይገኛል ።

ጥላሁን ገሰሰ ይህ የሙዚቃው ንጉስ ከሚባሉት የሙዚቃ አቀንቃኞች መካከል የሚጠቀስ ሲሆን ይህ ሙዚቃ በተለይ ሙዚቃ ምን ያህል ትልቅ እንደሆነ ያሳየበትና ትልቅ የተለያዩ ሀገርን ወክሎ የሚደርሱ ሙዚቃዎችን የዘፈነ ትልቅ ድምጻዊ ነው።

አባት የቤት ዉስጥ ታላቅ ሰው ይህ አባት ብለን የምንጠራው ቤት አባወራ ተብሎ የሚጠራ ቤት ዉስጥ አስተዳዳሪ ቤትን ጠቅልሎ የሚይዝ በሃገራችን ትልቅ ክብር የሚሰጠው አባት ነው። አባት የቤቶች አስተዳዳሪ አባወራ የቤቶች መሪ ነው።

የ መብራት መሠረተ ልማት ይህ በሀገራችን በተለያዩ ቦታዎች ላይ እየተስፋፋ የመጣ የመሠረተ ልማት አይነት ሲሆን፤ ይህም ለህዝቡ ተደራሽ ለማድረግ እየተሠራ ነው። የአባይ ግድብ ደግሞ ይህን መሠረተ ልማት ምን ያህል እየተሰራበት እንዳለ የሚያሳይ ነው።

ፍሪጅ ይህ በጣም ታዋቂ የሆነ የኤሌክትሮኒክስ አይነት ሲሆን በተለይ የተለያዩ እቃዎችን እንድሁም የተለያዩ የምግብ አይነቶችን ለማቀዝቀዝ ለማስቀመጥ እንጠቀምበታለን ልዩ የመሆኑም ምስጢር እቃዎችን ምግቡ ውስጥ ሳይበላሹ ማስቀመጥ ነው።

ድመት፦ ይች በቤት ውስጥ ከሚታወቁ የቤት ውስጥ እንስሳት መካከል የምትጠቀስ ሲሆን ይችም በቤት ውስጥ አይጦችን በማደን ለቤት፣ ለራሷ እንዲሁም ለልጆቿ የምትጠቀም እና ይች ከሀዲ የሆነች የቤት ውስጥ እንስሳ ናት።

የወሎ ማህበረሰብ ይህ ማህበረሰብ የራሱ የሆነ አመጋገብ፣ ባህል እሴት፣ ወግ እንዲሁም ሃይማኖት ያለው ልዩ ማህበረሰብ ሲሆን፤ በተለይ ልዩ የሆነ አገላለጽ አለው። በተለይ የራሱ የፍቅር መገለጫዎችም አሉት።

ዐፄ ምኒልክ በኢትዮጵያ ከሚታወቁ ልዩ መሪዎች መካከል የሚጠቀሱ ሲሆን እኝህ አባት በኢትዮጵያ ካሉት ትላልቅ መሪዎች መካከል የኢትዮጵያን ህልውና ካስታወቁ ልዩ መሪ መካከል አንደኛ ናቸው። በአድዋ ታሪክ የሰሩት የታወሰ ለዓለም ይኖራል።

ችግኝ ይህ ሃገራችን እየተለመደ የመጣ እና ባሁን ሰአት ተወዳጅነትን እያተረፈ ያለ የማስጌጫ መንገድ ነው። የተለያዩ ችግኞችን በመትከል ልዩ ዉበትን በማላበስ ልዩ ልዩ ዉበት እየሰጠ ያለ የጌጥ አይነት ነው።

ዳኛ ይህ ዳኛ ብለን የምንጠራው በተለይ የተለያዩ የህግ አስከባሪ አካላት የተለያዩ ሰዎችን ለወንጀል ወይም ለፍርድ ሲያመጡ ፍርድን የሚሰጡ አካላት ሲሆኑ በኢትዮጵያም ይታወቃሉ በተለይም ሶስት ዳኛ የሚፈርድበት ሂደት ይታወቃል።

ቴሌቪዥን ይህ ልዩ የሆነ የኤሌክትሮኒክስ መሳሪያ ሲሆን በተለይ የተለያዩ አይነት መረጃዎችን ለማግኘት በአሁኑ ሰዓት ላይ አገልግሎት ላይ የዋለ በተለይ በተለያየ አይነት እየቀረበ ያለ ልዩ መሳሪያ ነዉ። ሰዎችም ይህን በመጠቀም ላይ ይገኛሉ።

ፍራሽ ይህ በቤት ውስጥ ካሉ ልዩ እቃዎች መካከል የሚጠቀስ ሲሆን በተለይ ለመኝታ አገልግሎት ከምንጠቀምባቸው የቤት ውስጥ እቃዎች አንዱ ነው። የሰው ልጆች ምቾት ተሰምቷቸው እንቅልፍ እንድወስዳቸው ታስቦ የተሰራ የቤት ውስጥ እቃ ነው።

ዉሃ ልዩ ከሆኑ ተፈጥሯዊ መጠጦች መካከል የሚጠቀስ ሲሆን ይህም በጣም ለጤና አስፈላጊ ከሆኑ ሰዎች እስካሁን በሳይንስ ተመራምረው ሊደርሱበት ካልቻሉ ልዩ ከሆነው ተፈጥሮ አንዱ ነው። ዉሃ ለተፈጥሮ ባለው ወሳኝ

እስክርቢቶ ይህ መሳሪያ በጣም ከሚታወቁ የጽህፈት መሳሪያዎች ዉስጥ የሚጠቀስ ሲሆን፤ እስክርቢቶ በተለይም የተለያዩ ጽሁፎችን ለመጻፍ በአሁን ሰአት ላይ አገልግሎት ላይ የዋለ የጽህፈት መሳሪያ ነው። እስክርቢቶ በጣም ጠቃሚ መሳሪያ ነው።

ሮቤርቶ ሙጋቤ ይህ ለአፍሪካዉያን ከተጋደሉ ለአፍሪካዉያን ነጻነት ብዙ አመታትን ለሃያሰባት አመት በእስር ቤት ያሳለፉ ታላቅ ተጋዳይ መሪ ናቸው። እኚህ መሪ ለሃገራቸው ነጻነት ብዙ ዋጋ ከፍለዋል።

የጸጉር መቁረጫ ማሽን ይህ የጸጉር መቁረጫ ማሽን በሃገራችን በአሁን ሰአት ላይ አገልግሎት እየሰጡ ካሉ ማሽኖች መካከል የሚጠቀስ ሲሆን በተለይም ጸጉርን ለማስተካከል እና ለመስራት ባሁን ላይ አገልግሎት ላይ ከዋሉ የማሽን አይነቶች አንዱ ነው።

የአድዋ ታሪክ የአድዋ ታሪክ በኢትዮጵያ ጥቁር አፍሪካውያን ዘንድ ትልቅ ተጋድሎ የተደረገበት በጣም ተወዳጅ የሆነ የአድዋ ታሪክ ሲሆን በሃገራችን በጣም ታዋቂ ከሆኑ ታሪኮች ለጥቁር ህዝቦች የተጋደልንበት ልዩ ታሪካንች ነው።

የአካባቢ ሳይንስ ትምህርት ይህ የአካባቢ ሳይንስ ትምህርት በተለይ ስለ አካባቢያችን እንድናውቅ ስለ ተፈጥሮ እንድንመረምር ወይም ስለ ተፈጥሯችን ግንዛቤ እንድኖረን ታስቦ የሚሰጥ የትምህርት አይነት ሲሆን በተለይ በሀገራችን ተወዳጅነት ካላቸው የትምህርት አይነቶች ናቸዉ።

ጴንጤ ይህ ጴንጤ ብለን የምንጠራው የሐይማኖት አይነት ሲሆን በተለይም እነዚህ አፈንጋጭ የሆኑ ከህግ የወጡ የሀይማኖት አይነቶች ናቸው። በተለይ በሀገራችን በአሁን ሰዓት እተስፋፋ እና እንደ ወረርሽኝ እየሆኑ የመጡ የሐይማኖት አይነት ነው።